ምስል እንደሚታየው ከድንጋይ የተሰራ የሳር ቤት ይታያል ይሄንን መስራት መቻሉ አንድ ጥበብ ነው ! በተጨማሪ ደግሞ ባህል ነው ቆይት ያለ አሰራር ነው።

ምስሉ ላይ የምንመለከተው ተመሳሳይ ቀለም ያለው ልብስ የለበሱ ልጆችና ወጣቶች የእስፖርት ዝግጅት በሚመስል መልኩ ሲሮቱ ይታያሉ።

ከዚጋም በተመሳሳይ ምንድነው የሚታየው ፤ ዜና ሲቀርብ ነው። በአማራ ሚዲያ ኮርፖሬሽን የዜና አቅርቦት እና አገልግሎት የቴሌቪዥን መስኮት ላይ

ቡትስ ጫማዎች ነው እዚጋ ቡትስ ወይምደሞ ቦት እየተባለ የሚጠራ፤ በተለይ ገጠር አከባቢ በተደጋጋሚ የሚለበስ ጫማ ነው ማለት ነው፤ ከታች እስከ ላይ ስለሚሸፍን ክረምት ላይ አከባቢ ገበሬዎች ለብሰዉት ይንቀሳቀሳሉ ማለት ነው።

ከዚህ ጋር ደግሞ ሬስቶራንት ይታያል ።ይሄ ሬስቶራንት ደግሞ ባነሩ ከዚህ ጋር ይታያል ማለት ነው ።ስለዚህ ይሄ ማስታወቂያ በባነር ማለት ነው ።

እዚጋ ሚታየው ቤት ነው፡፡ ይሄ ቤት እንግዲ የመኖሪያ ቤት ይመስላል፡፡ በአካባቢው ደሞ የቆጮ አትክልት ይታይበታል፤ ሌሎች ሻፎችም ይታዩበታል፡፡ በጣም የሚያምር ቤት ነው ማለት ነው፡፤

ምስሉ ዙሪያውን በተለያዩ አትክልቶች ያማረ ፣ የተዋበ ፣ በአበቦች የደመቀ እና ልዩ የሆነ የምግብ ቤት የሚታይ ሲሆን ይሄውም በጣም ሳቢና ማራኪ ነው ።

ሀይማኖታዊ ስነስርዓት እንደዚህ ድምቅ ብሎ ኢትዮጵያዊ ማንነቱን በያዘ መልኩ ሲከበር ይታያል ማለት ነው ። ምዕመናኑም ቀሳውስቱም በአንድ ላይ ሁነው ሲያከብሩ ይታያል ።

ከዘመኑ ካሉትና ከመጡ ፀሐፊዎች ውስጥ አንቱ የተባለለት እልል የተባለለት ደራሲ ዶክተር አለማየሁ ዋሴ እሸቴ ብዙ መጻፍቶችን ጽፏል ከነዚህ መካከል እመጓ ነው ።

ከዚህ ምስል ላይ ሴትየዋ እየጨፈረች ሰዎቹ ደሞ ከጀርባ እያስጨፈሩ በጋራ ቁመዉ አምረዉ እና ደምቀዉ ይታያሉ፡፡

ከዚጋ ምንመለከተው አሁንም ፀጉር ልጃገረዶች ተሰርቶ እንዲሁም እንዲሁም ዳር ዳሩን አስጌጣ ትታያለች ማለት ነው።

እነዚህ ጌጦችን በስፌት በተለያዩ መስፊያ ተጠቅመን የቤት እመቤቶች የሚያሳምሩት ነው ። የተለያዩ ዲዛይን አወጣው ይሠራሉ።

ከዚጋ ስንመጣ ጎንደር ፋሲለደስ ፤ የጎንደር አከባቢ ቤተመንግስቶችን የሚያሳይ ሃዉልት ነው ማለት ነው። ይህ ሃዉልት በጣም ታሪካዊ የሆነ በሃገራችን ካሉ ቅርሶች ዉስጥ አንዱ ነው።

በዚህ ምስል ላይ ደግሞ የሚታየዉ ወጣቱ ልብስ እየሰፋ ጎን ላይ የተሰፉ ልብሶች ይታያሉ። እናታችን ደግሞ የተሰፋዉን ልብስ እየተኮሰች በጋራ በመተባበር ሲሰሩ ይታያሉ ማለት ነዉ።

ከዚጋ ደሞ የሚታየዉ ምንድነው ያዉ መብራት የበዛባቸዉ እና ምሽት ላይ የሚመስሉ ድምቅ ያሉ መናፈሻ እና የመዝናኛ ቦታዎች ናቸዉ ፤ እነሱ ይታያሉ ማለት ነው።

በዚህ ምስል ላይ እንደምናየው ወንዝ ዳር ላይ የተቀመጡ ሁለት ሰዎች ሃይቁን እየተመለከቱ፣ ውሃውን እያዩ በደስታ ስሜት ተመስጠው ይታያሉ ማለት ነው። መናፈሻ አካባቢ ነው ማለት ነው።

በዚህ ምስል ደግሞ የምንመለከተው ህግ አስከባሪዎች ህዝብ በተሰበሰበበት ቦታ አካባቢ ፣ ሰልፍ በሚበዛባቸው ቦታዎች አካባቢ ህግ ለማስከበር በሞተር እየተከታተሉ እንቅስቃሴውን ሲመለከቱ ይታያል ማለት ነው።

ይህ የአዲስ አበባ ዩኒቨርሲቲ ቴክኖሎጂ አርማ ነው ።እንግዲህ ሁሉም ዩኒቨርስቲዎች የራሳቸው አርማ አላቸው ይህ ደግሞ ለአዲስ አበባ ዩኒቨርስቲ ቴክኖሎጂ ልዩ አርማኖ ነው ።

ምስሉ የሚያሳየው ዙሪያውን በአረንጓዴ ሳርና ዛፎች የተከበበ እንዲሁም መሃል ላይ የሳር ጎጆዎች ያሉበት ፣ በታም አሪፍና ደስ የሚል መናፈሻ ነው።

በምስሉ ላይ ከአትክልት እና ፍራፍሬ መካከል በጣም አስፈላጊ የሆነውን ነጭ ሽንኩርት እያልን የምንተራውን እናያለን ይህም ከአትክልትነቱ ባሻገር ለመድሃኒትነት የሚያገለግል ነው።

እዚህ ጋር እንደሚታየዉ እንግዲህ የመልካ ምድር ይታያል። በዚህ መልካ ምድር ፈረሶችም ፕሌንም የሚታይበት ቦታ ነዉ ። በጣም አስገራሚ ነዉ። ባህላዊ መጓጓዣም ዘመናዊ መጓጓዣም በአንድ ላይ እየታዩኝ ነዉ።

በዚህ ምስል ላይ የእጽዋቱን ስም ባላቀውም የሚታየኝ እጽዋት ነው። የተለያዩ አይነት እጽዋቶች አሉ። እዚጋ በምናየው መልኩ እጽዋት ይታየኛል ማለት ነው በአጭሩ። ስለዚህ ይሄ እጽዋት ቀለል ያለ ቅጠሉ አሪፍ ግን የሚባል

አሁን ላይ ባለንበት ዘመን ቴክኖሎጂ እየሰፋና እየተራመደ በሄደበት ሰዓት ፕሮሞሽን በጣም ትልቁን ሚና እየተጫወተ ይገኛል። ያለንን የምንሰራቸውን ስራወች ሁሉ ፕሮሞት እያደረግን እንገኛለን። እዚጋም እንደምናየው በዓላት ጋር ተያይዞ ለጥርሳችን ሰላም የጥርስ ህክምና ክሊኒክ ሻሎም እያስተዋወቀ ነው ማለት ነው። ፕሮሞሽን!

እዚህ ጋር ደግሞ የሚታየው ምንድንነው? ገጠር አካባቢ የሚደረግ ድርጊቶች ላይ እንጀራ ተሰብስቦ ይታያል ማለት ነው። እንጀራ ፣ሞሰቦች ይታያሉ ማለት ነው። ሰው ተሰብስቦ ይታያል።

ባገርኛ ቤት ቁልቋል በመባል የሚታወቅ ሲሆን ፤ ጣፋጭ ፍሬዎች ሲኖሩት ለምግብነት ይውላል። አብዛኛውን ጊዜ በበረሃ አካባቢ ይበቅላል።

ከዚህ ጋር ደግሞ የሚታየዉ ሴትዮዋ የድንች ፍሬዎችን በእጆቿ ይዛ ያሳያል። ከስሯ ደግሞ የድንች ማሳ በአበባ ወቅት ይመስላል ማለት ነዉ።

ከዚጋ ደሞ ባህላዊ አልባሳቶቻችን የሆኑትን በጣም በሚያምር ዲዛይን የሚሰሩት ባህላዊ አልባሶቻችን ውበታቸውን ጠብቀው ቀሚስ እና መቀነት ይታያል ማለት ነው። ስለዚህ እነዚ ጌጦች ናቸው።

በዚህ ምስል ደግሞ የሚታየው አንዱ የትምህርት ዘርፍ የሆነው የሳይንስ ዘርፍ የሆነው የባዮሎጂ ትምህርት ላይ በስፋት የምንመለከታቸው የጀነቲክስ ውጤት የሆኑት እዚጋ ይታያሉ ማለት ነው። ስለዚህ ጂን ነው።

በዚህ ምስል ላይ የምናየው ጉደር የተባለ የአልኮል መጠጥ በዚህ ምስል ላይ ማለት ነው ይታያል ፤ የጉደር ጠርሙሱ ይታየናል እንግዲህ መጠጥም ያለዉ ይመስላል ፤ እሱ ይታየናል ከመጠጥ ምድብ ዉስጥ አንዱ ነው።

አትክልት እና ፍራፍሬ ግማሾቹ አረንጓዴ ግማሾቹ ደሞ እንደ ቢጫ ከዛም አልፎ ወደ ቀይነት ተቀይረው ይታያሉ ማለት ነው ስለዚህ እየቆዩ እና እየበሰሉ በሄዱ ቁጥር እንደዚህ መልካቸዉን እየቀየሩ ይመጣሉ ማለት ነው።

ከዚ ምስል ደሞ የሚታየዉ መጓጓዧ እና ትራንስፖርት የሆነ መኪና አይነት የሆነ አንድ መኪና ይታያል ማለት ነው። ስለዚህ እዚህ ምስል የምናየዉ መጓጓዧ ነው።

በዚህ ምስል ላይ ሀይማኖታዊ ክብረ በዓል በኦርቶዶክሳዉያን አማኞች ሲከበር ይታያል ማለት ነዉ። ይሄ ስነ-ስርዓት በወጣቶች እና በቀሳዉስቶች ተከቦ ይከበራል ማለት ነዉ።

ክዚጋ ደሞ ልጅትዋ የፋሽን ሾው ላይ የምታደረውን እንቅስቃሴ በሞዴልነት ያሳያል ማለት ነው። ስለዚህ የተለያዩ አልባሳትን ለብሳለች ፤ ወጥ ባህላዊ ቀሚስ እና መቀነት አድርጋ ስለባህልዋ እያስተዋወቀጭ

በምስሉ ላይ የምንመለከታት እህታችን ይህንን ባህላዊ ሃገር በቀል የባህል ልብሳችን በፋሽን ሾው ላይ እያሳየች ይታያል። ስለዚህ ባጭሩ ፋሽን ሾው ነው ማለት ነው።

በምስሉ ላይ የምናየው የመኖሪያ ቤት ሲሆን በጣም ልዩ የሆነ ፣ አዲስና ውበቱ የተጠበቀ እንዲሁም አረንጓዴ እና ልዩ ነው።

በምስሉ ላይ እንደምናየው ሰን ችፕስ የተባለ ምርት ሲሆን ሱፐርማርኬት ላይ በብዛት ይሸጣል ማለት ነው። እንደ ፕሮሞሽን ሲሆን ታሽጎ ይሸጣል ማለት ነው።

ከዚ ጋር ደሞ አሁንም የፋሽን ሾው እያሳየች ትታያለች ልጅትዋ ማለት ነው። የሚያምር ዲዛይን ያለው ልብስን ባህላዊነትን እንደጠበከ ይታያል ማለት ነው።

በዚህ ምስል ደግሞ የሚታየው በአማራ ክልል ውስጥ የሚገኙ የአገው ማህበረሰቦች የጭፈራ ባህልን የሚያሳይ ነው። የራሳቸው የሆነ ጥላ አላቸው የሚጨፍሩበት ፣ የራሳቸው የሆነ የጃኖ አለባበስም አላቸው ።

አሁን ላይ ቤቶች ተቀይረው ወደ ቆርቆሮ ቤት የተቀየሩ ሲሆን፤ በምስሉ ላይ የምንመለከተው ታሪካዊ የሆኑ የድሮ ጎጆ ቤቶችን ነው።

እዚጋ ማስታወቂያ ነው የሚታየው ፤ ለትምህርት ፈላጊዎች በሙሉ የሚል ማስታወቂያ ወቶ ይታያል ማለት ነው ፤ ይህን የማስታወቂያ ስራ የመስራት ስራ ነው ማለት ነው።

ከዚጋ ደሞ ምንድነው የበቆሎ አዝእርት ይታያል ጎን ላይ፤ ከዛ በአጥር መልክ የሚታየዉ ደሞ የኮምፖስት በመባል የሚታወቀዉ እንደ ማዳበሪያነት የሚያገለግል ፤ የተፈጥሮ ማዳበሪያ ይታያል ማለት ነው።

በዚህ ምስል ደሞ የተለያዩ የምግብ ቀለምሻቶች፣ ሌማቶች ይታያሉ ፤ በነዚህ የተለያየ በየአይነት የሆነ ምግብ ተመጥኖ ይቀመጣል ማለት ነው ፤ ከዛ ሰዎች እየገዙ ይመገባሉ።

በምስሉ ላይ የምንመለከተው ዝርግ የሆነ ስፌት ሲሆን ይኸውም በሚገርም ሁኔታ ተጊጦና ተውቦ ይታያል። ይሄንን የማስጌጥ ስራ ልዩ ነው። ስለዚህ በምስሉ ላይ የምናየው የማስጌጥ ስራ ነው ማለት ነው።

በዚህ ምስል ደግሞ የሚታየው የህግ አስከባሪዎች የተለያዩ ህገወጥ እቃዎች ሲዘዋወሩና ገንዘብ ሲለዋወጡ ይዘው አንድላይ ሰብስበው የሚያሳይ ነው።

እንግዲህ እቃዎችን ከቦታ ቦታ ለማጓጓዝ የሚያገለግሉ እነዚህ ክፍት የሆኑ ትንሽ መኪናዎች ናቸዉ። ፋራ ሞተር በመባል ይታወቃሉ። እነዚህ የስራ ማጓጓዣዎች ናቸዉ ማለት ነዉ። እዚህ ጋር በግልፅ ይታያሉ ማለት ነዉ።

የተለያዩ ነገሮችን ለማድረግ ከምንጠቀምባቸው ብዙ መሳሪያዎች መካከል ቡለኖችን ለማላላት እና ለመፍታት ወይም ደግሞ መልሶ ለመግጠም የምንጠቀምባቸው መፍቻወች ካቻቢቴ የሚባሉ ባለተለያየ ሳይዛቸው ማለት በሁለቱም አቅጣጫ...

በዚህ ምስል ላይ የሚታየው የኦርቶዶክስ በዓላትን እያከበሩ ይታያሉ ማለት ነው። በአንዱ ላይ የበአል የሃይማኖት ስነስርአት ነው እያከበሩ የሚገኙት።

በዚህ ምስል ላይ የምመለከተው ኢትዮጵያኖች ፈረስን መጋለብ ልምዳቸው ነውና ፤ ከዛም በበለጠ በተለይ አገው አከባቢ እንዲሁም ደብረታቦር አከባቢ አሁን የበአላት የበአላት በዉድድር መልኩ ሲከበር ይታያል ፤ እነዚህም የኢትዮጵያን ሰንደቅ አላማ ይዘው በጋራ ይታያሉ።

ከዚ ደግሞ በምስሉ እንደሚታየው አንድ የአንድ ወጣት ፎቶ ይታያል ማለት ነው ። ከዛ ጀርባ ደግሞ የአፄ ቴዎድሮስ ስዕል ይታያል ።

አሁን ላይ ረዘም ያለ ርቀት በፍጥነት መጓዝ የሚችሉ ታላላቅ ባሶች መጠዋል ማለት ነዉ። ከእነዚህ መካከልም ደግሞ አባይ ባይ በመባል የሚታወቀዉ አንዱ አገልግሎት ላይ ያለ ባስ ነዉ።

እንግዲ ከዚ ላይ የሚታየው ባጃጅ ትመስላለች። ደግሞ ትንሽ ከፍ ትላለች ማለት ነው። ተሽከርካሪ ትታያለች ስለዚህ እቺ ተሽከርካሪ እየተጠገነች ነው ማለት ነው።

እዚጋ የሚታየው ከትምህርት መሳሪያ ውስጥ ከሆነው አንዱ እርሳስ በመባል የሚታወቀው ለመጻፍም ሆነ ለመሳል የምንጠቀምበት ፣ መልሶ የሚጠፋ ቅርሳችን ነው ማለት ነው።

ከዚህ ጋር እሚታየዉ እንደአጠቃላይ መናፈሻ እና መዝናኛ ቦታዎች ይታያሉ። እዚህ ጋም በሚያምር ፎቶ ላይ እንደሚታየዉ ዉኃዎች ከከፍታ ከፍታ በትንሹ ተዘጋጅተዉ ሲፈሱ ይታያሉ። አሪፍ የሆኑ መናፈሻዎች ይታያሉ።

በዚህ ምስል ላይ ደግሞ አባታችን የክራር የሙዚቃ መሳሪያን እየተጫዎተ የሚያሳይ ምስል ነው ማለት ነው። ይህ ክራር የሙዚቃ መሳሪያ አንዱና ዋነኛው ባህላዊ አገልግሎት የሚሰጥ ነው ማለት ነው።

እዚጋ ደሞ የሚታየው በኦርቶዶክስ ተውህዶአን እምነት አካባቢ ያለ የቤተ ክርስቲያን ስርአት፤ ሃይማኖታዊ ስረአት ሲደረግ ይታያል ማለት ነው።

በዚህ ምስል ላይ የሚታየው የሰው ልጅ የሰዉነት አካል ክፍሎችን አንድ በአንድ የሚያሳይ ምስል ይታያል ማለት ነው ፤ ስለዚህ የተለያዩ የሰውነት ክፍል አሉት የሰዉ ልጅ ፤ እነዚህን ለመረዳት በሚያስችል የቀረበ ነው።

እዚጋ ደሞ በጣም የሚያምር እና የድልድይ መሸጋገሪያ የሆነ ቦታ ይታያል ማለት ነው። ይህ የድልድይ መሸጋገሪያ በጣም ገራሚ እና አስደሳች የሆነ ለጎብኚዎች እራሱ የሚጋብዝ ነው ማለት ነው።

በዚህ ምስል ላይ የሚታየው በደንብ ሙሉ በሙሉ ባይታይም የአለም ካርታ ይመስላል ማለት ነው። ነገር ግን አፍሪካ በደንብ የሚታይበት ኮንዲሽን ነው ያለ። አፍሪካ አህጉር በደንብ ትታያለች ማለት ነው።

በዚ ምስል ላይ የአድማስ ዲጂታል ሎተሪ ፤ የህዝብ ሎተሪ የወጣውን እጣ ማስታወቂያ እየሰራ ነው ማለት ነው። ስለዚህ ምንድነው እንደአጠቃላይ ማስታወቂያ ስራ ነው ይሄ ነገር።

እዚጋ የምትታየዉ ልጅቱዋ ጸጉሩዋን ግማሹን ጉንጉን ግማሹን ደሞ አስራ ትታያለች ማለት ነው ፤ ስለዚህ ይህን በመሰለ ስታይል ጸጉሩዋን አሳምራ እና ተዉባ ትታያለች ማለት ነው።

ከዚህ ጋ እንግዲህ በመኪና መቶ የሚራገፍ መሰረታዊ ፍላጎት አለ ማለት ነው ፤ ጨው ይመስላል ላይ እዛ መኪና የሚጭኑ እና የሚያወርዱ ወዛደሮችም ይህንን ተሸክመዉ ይታያሉ ፤ ስራቸዉን እየሰሩ ይታያሉ።

ከዚህ በምስሉ ደግሞ የሚታየው እንግዲህ መሰረታዊ ልማት ነው። የመሰረታዊ የልማት አገልግሎት ወይም ደግሞ ኢንፍራስትራክቸር የሚባለው ነው። በምን አገልግሎት እንደሚሰጥ ባላቅም በጣም የሚያምር መሰረታዊ አገልግሎት የሚሰጥ ቦታ ይመስላል ማለት ነው። በተጨማሪ አስፓልቱ ራሱ ሌላ መሰረታዊ አገልግሎት ነው።

እዚጋ ደሞ የሚያምር ተፈጥሮ ይታያል ፤ ከዛም አልፎ ደሞ የቱሪዝም የጉዞ መዳረሻ የሚመስል ውበት ያለዉ ነው ማለት ነው ፤ በጣም የሚያምር ቦታ ነው ፤ ከፍታም አለው።

ከዚህ ደግሞ የሚታየው አሁንም ሙዚቃ ሲሰሩ ይታያሉ ማለት ነው። አሁን ልጆቹ እንደዚህ በባህል አምረው እና አሸብርቀው ሳሮች እየጎነጎኑ ይታያሉ ማለት ነው።

በአካባቢያቸው የሚገኝ ሀገር በቀል እፅዋት ነው። ስሙ ለይቶ ማን እንደሚባል እርግጠኛ አይደለሁም፤ ይሄ አትክልት ግን በጣም በተደጋጋሚ ይታያል ማለት ነው።

አሚኮ ዜና ሲያስተላልፍ ይታያል ማለት ነው። ልማት በጎደር ከተማ አሰተዳደር ላይ የሚደረግ የልባት ያሳያል ማለት ነው።

ከዚህ ምስል ላይ ደግሞ ምንድን ነው የሚታየን መኪናዎች ይታያሉ። ተሰብስበው በአንድ ላይ ረድፋቸውን ጠብቀው፣ ተደርድረው ይታያሉ። ማለት ነው። እነዘእሁ የመጓጓዣ አገልግሎት የሚሰጡ ተሽከርካሪዎች ናቸው ማለት ነው።

ከዚህ ጋ የሚታየው ምንድነው እንደ ማህበረሰብ እና ቤተሰብ ስንኖር ከተወለዱ ካደጉ በኋላ መዳር ማግባት አለና ከዚህ ጋ የሰርግ ስነ ስርዓት ይታያል። አጃቢ ሰዎችን ተሰብስብው

እዚህ ላይ ደግሞ የግብርና ዘርፍ ላይ የተሰማሩ ሰዎች በአጃቢዎች ታጅበው የግብርና አካባቢው ምን እንደሚመስል የኢትዮጵያን ሰንደቅ ዓላማ ይዘው እየጎበኙ ይገኛሉ ማለት ነው።

እንግዲህ ገቢያ ላይ የተለያዩ ነገሮች ይሸጣሉ አሁን ላይ ደግሞ የወተት እና የወተት ተዋጽኦወች ገቢያ ላይ ወጠው እየተሸጡ ይገኛሉ። ማለት ነው። የወተት እና የወተት ተዋጽኦወች በዚህ ልክ እንደሚሸጡ እንመለከታለን ማለት ነው።

አሁን ላይ እንደመዝናኛም ለባለሙያዎቹ ደግሞ ለኑሮ መምሪያነት አገልግሎት ላይ እየዋለ ያለው የሙዚቃ ኢንዱስትሪ አንዱ ነው ማለት ነው። እና ከዚህ ላይ የምንመለከተው ሙዚቃው ላይ የሚሳተፍ ሰው ነው።

እንግድህ የቤት እቃዎች የተለያዩ የቤት እቃዎች ይታያሉ። ከነዚያ መካከል ደግሞ ከብረት የተሰሩ ለድስትነት የሚያገለግሉ መሳሪያዎች አሉ። ብረት ድስት በማለት የምናውቃቸው በተደጋጋሚ እነሱ ይታያሉ ማለት ነው።

እንግዲህ በአካባቢያችን የተለመዱ አንዳንድ ባህላዊ ህክምናዎች አሉ። ለምሳሌ ሰዎች ሲሰበሩ ይሄንን ስብራት ወጌሻዎች አካባቢ ባህላዊ በተለምዶ ወጌሻ እየተባሉ የሚጠሩ አካሚዎች አሉ። ወለቅታና ስብራት ሲሆን ስለዚህ ያንን

ከዚጋ በምስሉ ላይ ደግሞ የሚታየው የፋሽን ሾው ውድድር ይመስላል። ሴቷም ቀሚሱን ወንዱ ደግሞ ሱሪውንና በተጨማሪ ከላይ የለበሰውን ሚኒ እስከርት በተመሳሳይ ያሳያሉ ማለት ነው።

ከዚህ ጋ እንደምንመለከተው ከአትክልትና ፍራፍሬዎች መካክል ምድብ የሚመደብ ይታየናል ማለት ነው። እሱ ታስሮ እና በችቦ እየተሸጠ ይታየናል ማለት ነው። እሱ ደግሞ ምንድን ነው በዚህ ላይ በአንድ ላይ ሁኖ መርጠን አንዱን ሁላ

ከዚህ ጋ ደግሞ ምንድነው የሚታየው በተለይ ደግሞ የስምንተኛ ክፍል ወይም ደግሞ የአስራ ሁለተኛ ክፍል ተማሪዎች በምንሆንበት ሰአት ከትምህርት ሚኒስትር የሚመጡ ፈተናዎችን የምንሰራበት የአንሰር ሽት በስርዓት ተዋቅሮ ይታያል ማለት ነው።

በዚህ ምስል ላይ የምንመለከተው ደግሞ ያው የልብስ ነዶ አሉ። እዚህ ጋር ልጁ እያሳየ ነው የተለያዩ ነዶዎች ተንጠልጥለዋል ማለት ነው ስለዚህ ማሰፋት የሚፈልግ ሰው ደግሞ መርጦ ያሰፋል ማለት ነው። ስለዚህ የልብስ መስፊያ ሱቅ ትመስላለች ማለት ነው።

በዚህ ምስል እንደሚታየው ልጆች ለእናቶቻቸው ያላቸውን ፍቅር እናት ከልጆች ጋር ያላትን ፍቅር ወይንም ደግሞ የምታሳልፈው ሰዓት ምን ያህል ደስተኛ እንደሚያደርጋቸው እያሳየን ይታያል ማለት ነው። እንግዲህ ይህንን ነገር በዚህ

በዚህ ምስል ደሞ የምመለከተው አርቲስትና ዘፋኝ ሀይለየሱስ ፈይሳ ነው። እሱን ይታዬኛል ማለት ነው በሙዚቃ ተወዳጅ የሙዚቃ ስራዎች አሉት።

በዚህ ምስል የሚታየው በጣም የሚገርም ተፈጥሮ አረንጓዴና ልምላሜ የተጎናጸፈ ተራራና ጫካ ያለበት በጣም የሚያምር የሆነ ተፈጥሮን ያሳያል ማለት ነው።

በዚህ ምስል ላይ ደግሞ የተለያዩ ከአፕል የተሰሩ ጁሶች እና የተለያዩ ፍሩት እና ከኦሬንጅ የሚሰሩ ጁሶችን ያሳየናል። ማለት ነው። ስለዚህ እነዚህ ደግሞ የሱፐር ማርኬት ምርቶች ናቸው ማለት ነው።

ንግድና ግብይት ምድብ ውስጥ የሚገኘው ይሄ የሸማ ስራ ነው ማለት ነው። የምንለብሳቸው ነጠላ ፣ኩታ፣ ጋቢ የምንላቸው ነገሮች የሚሰሩት በዚህ መልክ ነው። ይሄ ባህላዊ ሽመና ነው ደስ ይላል።

አዎ እዚጋ ደግሞ ሞዴሊንግ በሚመስል መልኩ ይሄንን ፋሽን የማሳየት ሥራ ነው እና ከዚጋ እንደሚታየው ፋሽን የማሳወቅ ሥራ ነው ማለት ነው እዚጋ

ከዚጋ ከእንግዲህ እንደምናየው የተለያዩ ሰንደቅ ዓላማዎች አሉ። ከዛ የተለያዩ ባለስልጣናቶች ተሰብስበው መዝገባቸውን ይዘው ውሃቸውን ይዞ ይታያሉ። ይህ መሰል ደግሞ ዜና ላይ ዘገባል ማለት ነዉ።

በዚህ ምስል ላይ የሚታየው ሃይማኖታዊ ስነስርዓት ነው። ወደ ገጠር አካባቢ ባሉ አካባቢዎች ምንም እንኳን አሪፍ ህንጻ ያላቸው ቤተክርስቲያኖች ባይኖሩም እንኳን የመማር ማስተማር ሂደትና የሃይማኖት ሁኔታ እንዳይስተጓጎል።

ከዚህጋ ደግሞ የሚታየው ምንድን ነው? ጠበል እየተራጩ ይገኛሉ። ኦርቶዶክስ አማንያኖች ሃይማኖታዊ ስርአት ላይ ጠበል ትልቅ ሚና ይጫወታል። እሱን እየተራጩ ነው የሚገኙት።

በዚህ ምስል የሚታየው የተለያየ በየአይነት የሆነ ወጥ ቀርቧል። እንግዲህ ይህንን አንድ ምግብ ነው። እና እንግዲህ ምግብ ነው እንደአጠቃላይ።

የሀገራችን ቆነጃጅቶች የስራ መገለጫ የሆነው አንዱ ጥበባቸው ስፌትን አሳምሮ መስራት ነው። እናም እንደሚታየ ከዚህ ጋ በጣም ጥበብ ያለው ስፌት ነው።

ከዚህ ላይ ደግሞ ምግብ ነው። የሚታየን ምግብ እንግዲህ ስጋ ቁርጥ ቀርቧል። እዛ በርበሬም ቀርቧል ይህንን እያጣቀሱ መብላት ነው እንግዲህ እዛ በኋላ።

በሀገራችን አካባቢ እንግዲህ የቤት እቃ ከሆኑት የተለያዩ ነገሮችን ውሃን ለመቅዳት የሚያገለግለን እዚህጋ ይታያል ማለት ነው። እሱ ነገር ይታያል።

እንግዲህ ከዚህጋ የሚታየው ምንድን ነው? ታዋቂዋ እቴጌ ጣይቱ ዘውድ ደፍተው ይታያሉ ማለት ነው። ትውልዳቸው ማህደረ ማርያም የሆኑት እነዚህ ታሪካዊ እናት።

ከዚህ ጋ ደግሞ የሚታየው ህንጻ ግንባታ በሚካሄድበት ቦታ ኮለኖች ሲቆሙ ይታያል። መሰረቱ ሲጣል ይታያል ማለት ነው። እሱን ነው የሚያሳየው።

በዚህ ምስል ላይ የምንመለከተው ዶሮዋ ልክ እንቁላሏን እየጣለች ነው የሚታየው ማለት ነው። እንቁላሏን ታቅፋ ይታየናል። ስለዚህ ዶሮዎች ለእንቁላል እርባታ የሚያገለግሉን ናቸው ማለት ነው። ይህንን ይመስላል እዚህ ላይ የምንመለከተው።

በዚህ ምስል ላይ ደግሞ አሁንም የሚታየን የተለያዩ የአፋት ዝርያዎች ውስጥ ይህቺን የምትመስል የአፍ ዝርያ በጣም አምራና ተውባ ትታየናለች ማለት ነው።

በዚህ ምስል የምመለከተው ለአንድ ሀገር ክብራዊ መገለጫ የሆነው ሰንደቅ አላማ ይታየኛል ማለት ነው። ይህም ደሞ አዲስ የሲዳማ ክልል ሰንደቅ አላማ ነው ማለት ነው።

እናታችን እንግዲህ ገበያ አካባቢ ይመስላል። ወይም መንገድ አካባቢ የተለያዩ ጭሶችን ቅመማ ቅመሞችን ይዛ እየሸጠች ትታያለች ማለት ነው።

ከዚህ ጋር የሚታየው በጣም የሚያምር የከተማ አካባቢ መልካም ምድር ማለት ነው። በዛ ላይ ከልላሴ የተነሳ መኪናዎች እንዲጓዙበት የሚያስችል አውቶብስ ቆመው ይታያል።

ከዚጋ ደግሞ የኢቲቪ ዜና አቅራቢ ሰለመሬት መንቀጥቀጥ ሁኔታ የሚያቀርበውን ዜና ሲያቀርብ ይታያል ማለት ነው።

ከዚህ ጋ ደግሞ የሚታዩት በኦርቶዶክስ እምነት አማናውያን የሰንበት ተመሪዎች የሚባሉትኝ የበገነ የተባለ መሳሪያ ይዘው ፈጣሪያቸውን ሲያመሰግን ይታይሉ። ማለት ነው።

ከዚህ ጋ እንደሚታየው ደሞ መሰረትዊ አገልግሎቶች ይታያሉ ማለት ነው። ገጠርማ አካባቢ ላይ መንገዶች ተሠርተው ይታያሉ ።በዚህም መኪናዎች ለጊዚው እየተንቀሳቀሱ ይታያል ማለት ነው። ይህ መሰረትዊ አገልግሎት

ከዚህ ጋር ደግሞ የሚገኘዉ አሁንም ተፈጥሮ ሲሆን ይህ ተፈጥሮ ደግሞ ለስለስ ያለ መልካምድራዊ አቀማመጥ ቦታ ታላላቅ እና ሰፋፊ ዘረረት ያላቸዉ ዛፎችን በዉስጡ ያሉ ሳሮች ደግሞ እንደመድረቅ ብለዉ ይታያል።

ከዚህ ምስል ላይ አርሶ አደሮች አህያዎችን ጭነው ደግፈው ሲሄዱ ይታያሉ። ሰብልን ለመሰብሰብ እንደዚህ እያደረጉ ይጠቀማሉ።

እዚህ ጋር ደግሞ ውቢቷ ባህር ዳር ጣና ሀይቅ አካባቢ ያለ የጀልባ እና የታንኳ ሽርሽር ያሳያሕ ማለት ነው ።እንግዲህ የጣና ሐይቅ የኢትዮጵያ ውበት ነው ።እዛ ላይ ጀልባዎችም ታንኳዎችም ሲንቀሳቀሱ ይታያሉ።

ከዚህ ላይ ደግሞ የሚታየው ምንድነው የአየር የኢትዮጵያ አይሮፕላን ይታያል ማለት ነው። ሰዎች ወደዛ እየገቡ በደንብ ይታያል ማለት ነው።

ያው እንደምንመለከተው ባህላዊ አሰራር የሆነ በጣም የሚያምር ግን ሀሪፍ የሆነ ቤት ነው ማለት ነው። ስለዚህ መኖሪያ ቤት ነው። እዚጋ ከድንጋይ እና ከጣራ የተሰራ መኖሪያ ቤት ይታያል ማለት ነው።

ለተለያዩ የእጅ ሥራዎችና ጥገናዎች የሚያስፈልጉ እንደ መዶሻና ስክራውድራይቨር ያሉ ነገሮች።

እነዚህ ደግሞ እንደሚታየው ከኦርቶዶክስ መሀፍ ኦርቶዶክስ አማንያን ጋር የሚገናኙ መጽሐፎች ናቸው። እነመዝሙረ ዳዊት፣ ውዳሴ ማርያም፣ አርጋኖና መዝገበ ፀሎት ይታያሉ ማለት ነው። የሃይማኖት መጻፎች ናቸው።

በዚህ ምስል ላይ የሚታየው በጣም የሚያምር ሀይማኖታዊ ቦታ ግን ህንፃው በጣም ውበት ያለው ገራሚ የሆነ ህንፃ ይታያል ማለት ነው።

ጸጥታ አስከባሪወች በሰለጠኑት መሰረት የነገሮችን አያይዝ አለባበሳቸውን እና ሰላምታ አሰጣጣ ቸውን በስርዓት እያሳዩ ይታያል ማለት ነው።

እዚህጋ ደግሞ የሚታየው ልጅቷ የፋሽን ሞደሊንግ ስሰራ ይታያል ማለት ነው። ይህንን እኛ በሀበሻዊ ውበት ያለው ቀሚስ እያስተዋወቀች ይገኛል ማለት ነው።

ላሊበላ ውቅር አብያተ ክርስቲያን ላሊበላ ያለው የቤተ ጊዮርጊስ ምስል ይታያል ማለት ነው ከዚህ በፊት ከአንድ ድንጋይ ተፈልፍሎ የተሰራ ገራሚ የሆነ ቅርስ ነው።

በዚህ ምስል የሚታየው ከበሮ በመባል የሚታወቀው በእጅ እየተመታ ድምቀትን የሚሰጥ ከቆዳ እና ከእንጨት ተውጥሮ የተሰራ ማለት ነው።

ሰላማዊ ሰልፍ ወይም ደሞ ድጋፍ በሚመስል መልከ ከዚህ ጋ ይታያል ማለት ነው። ህዝብ በአንድ ላይ ወጦ እያመሰገነ ነው ወይም ሰላማዊ ሰልፍ እያደረገ ነው ህግ አስከባሪዎች አሉ በዛው ልክ ይህንን ይገልጻል

እዚህ ጋር እንደሚታየው ማህበረሰብ እና ህግ አስከባሪዎች ይታያሉ። እንግዲህ አንዳንድ ህገወጥ ነገሮችን እያስተካከሉ አብሮ ግጭቶችን እየፈቱ ግ አስከባሪዎችም ይታያሉ ታጥቀው ማለት ነው ።

ከዚህጋ ደግሞ እንደሚታየው የአሚኮ ሚዲያ ጋዜጠኞች ያንን በወልዲያ ከተማ አስተዳደር የሚገኝ ፖስተር ለጥፈው ዜና ሲያቀርቡ ይታያል ማለት ነው። ስለዚህ ዜና የማቅረብ ሂደት ነው።

በዚህ ምስል ደግሞ የኢትዮጵያን ሰንደቅ ዓላማ የያዙ ህግ አስከባሪዎች ይታዩናል ማለት ነው እነዚህ ህግ አስከባሪዎች ህግን ለማስጠበቅ ትልቅ ሚና አላቸው ማለት ነው።

ጉዞ የእረፍት ጊዜን ያካትታል። ቱሪዝም የተፈጥሮ ሀብትን በመጠበቅ ላይ ትኩረት ማድረግ አለበት። ስደት የፖለቲካና ኢኮኖሚያዊ አለመረጋጋት ውጤት ሊሆን ይችላል።

ከዚህ ላይ ደግሞ ልክ የአእዋፋት ዝርያ የሆነች የምታምር አረንጓዴ ከለር ያላት ወፍ ከረጅም ማንቁርት ጋር ትታያለች።

እንግዲህ እንደ ማህበረሰብ እና እንዳአካባቢ ከዚህ ኢትዮጵያ ውስጥ የተለወጠው ታላላቆችን ማክበር አንዱ መንገድ የሆነው እግሮቻቸውን ማጠብ እና ማገልገል ነው ዝቅ ብሎ ስለዚህ ህጻናቶች እና ታላላቆችም በዚህ መልኩ እያከበሩ ይታዩኛል።

እዚህ ጋር ደግሞ የሚታየው ምንድነው መዝናኛ ቦታዎች ይታያሉ ማለት ነው። አሪፍ የሆኑ ንፋስ ለማግኘት የሚመቹ መቀመጫዎች ያሉበት ውሀ መዋኛ ገንዳ ያለበት አካባቢ አሪፍ የሆነ መናፈሻ ይታያል።

ከዚህ ጋ የሚታየው ምንድን ነው በፖለቲካው ዘርፍ በኩል ይመስላል። ታላላቅ ሰዎች የሚያደርጉት አክትና አለባበስ የለበሱ አንድ ታዋቂ ሰው ይታያሉ ማለት ነው።

በዚህ ምስል ላይ የሙስሊም የእስልምና ሐይማኖት ተከታዮች በአንድ ላይ ተሰባስበው እያከብሩ ይገኛሉ ማለት ነው።

የግብርና ቴክኖሎጂ አጠቃቀም እንደ ድሮኖችና ሴንሰሮች ምርትን በመጨመርና ወጪን በመቀነስ እገዛ ያደርጋል።

በዚህ ምስል ላይ የምመለከትው አርሶ አደሮች እያረሱ ይታያል ማለት ነው ።የእርሻ ማሳ አካባቢ ላይ ብዙ በሬዎች ተጠምደው እየታረሱ ይታዩናል ማለት ነው ።

በዚህ ምስል ላይ የሚታየው አረንጓዴ እያለው አትክልት ያለበት ቦታ መቀመጫ ያለበት ቦታ ነው ማለት ነው። አሪፍ የሆነና ደስ የሚል መናፈሻ ቦታ ይታያል ማለት ነው። ሰዎች ተቀምጠው ሲመስጡ ይታያል መዝናኛና መናፈሻ ቦታ ነው ማለት ነው።

ጥራት ያለው የትራንስፖርት መሰረተ ልማት የሸቀጦችና የሰዎች እንቅስቃሴን በማቀላጠፍ ለገበያ ትስስር አስተዋጽኦ ያደርጋል።

የተለያዩ መሠረታዊ አገልግሎቶች በአካባቢያችን ሲሰጡ እያለን ማለት ነው ከዚህ ጋር ይሄንን ጊዚያዊ አዳራሽ ተጠቅመው መሰረተ አገልግሎቶችን እየሰጡ ይታያሉ ማለት ነው ስለዚህ ለእያንዳንዱ መሰረት ያገልግሎት የህብረተሰብ ተሳትፎ ያሳያል ማለት ነው

ሀይማኖታዊ ስርዓት የሚከበርበት ከበሮ እንደገና ደግምሰዕል አድኖወች ግድግዳ ላይ ይታያል ማለት ነው። ከበሮም ይታያል። ሌሎች ሌሎችም ይታያሉ ማለት ነው።

በዚህ ኢሜጅ ላይ ደግሞ ኦርቶዶክስ አማንያኖች በበአል ሰአት ታቦታቶችን አውጥተው የሚያደርጉት የክብረበአል ላይ የሚያደርጉት ስነስርዓትን ያመለክታል ማለት ነው።

በቆሎ እየተጠበሰ እሳት ላይ እየተጠበሰ ይታያል ማለት ነው። እሸት በቆሎ እንደዚህ ተጠብሶ ይበላል ማለት ተው። ቨጣም ደስ የሚል ጣእምና ውበት አለው።

በዚህ ምስል ላይ ሎጎ ነው የሚታየው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ሎጎ ይታያል ማለት ነው። ሎጎ የአንድ ድርጅት መገለጫ ነው ማለት ነው።

በዚህ ምስል የምመለከተው የኮንዶሚንየም ቤቶች ይታያሉ። አትክልቶች በአካባቢው አሉ ።እና አሪፍ የሆነ ኮንዶሚንየም ነው ።

በዚህ ምስል ላይ እንደሚታየ ህግ አስከባሪዎች ቦታውን ከበው ይታያሉ ማለት ነው። እናም ሰዎች ደግሞ ተቀምጠው ይታያሉ። እየታረሙ ወይም ደግሞ እየተመከሩ በሚመስል መንገድ ይታያሉ ማለት ነው።

በምስሉ የምንመለከተው እህታችን ጸጉሯን ተሰርታ ትታየናለች ማለት ነው። ይሄ የሚያምር አይነት ሹርባ ነው።

ከዚጋ ደሞ የሚታዩትኝ እንግዲህ ለማዳት እንስሳት ከሆኑ መካከል ወተቸውም የሚጠጣ በጣም ትልልቅ የሆኑ ሻኛወችም ያሏቸው ውሃን በሻኛቸው ይዘው መቆየት ልምድ ያላቸው በርሀ አካባቢ የሚኖሩ ግመሎች ይታያሉ።

ትምህርት ሲነሳ ሁለም አብሮ ከተማሪዎች እና ከአስተማሪዎች ጋር እውቀትን ለማሸጋገር የሚጠቅመው ብላክቦርድ በመባል የሚታወቀው አንዱ የትምህርት መሳሪያ ነው ማለት ነው።

በዚህ ምስል ላይ ደግሞ የምንመለከተው ይሄ የምግብ ወይም ቡና ቤት ምግብ ካፌ እና ሬስቶራንት ላይ ያሉ ወንበሮች በስርዓት የተደረደሩበት ጠረንጴዛወች ያሉበት እና አሪፍ የሆነ ቤት ይታያል ማለት ነው።

እንግዲህ አሁን ላይ የማስታወቂያ ስራዎች በተለያየ መንገድ ይሰራሉ ማለት ነው። እና ይሄ ግራፊክስ ተሰርቶ ስለሞዛይክ አድቨርት የተነገረ ነው ማለት ነው። ራሱ የማስታወቂያ ስራ ነው ነገር ግን ራሱን ደሞ እያስተዋወቀ ነው ማለት ነው።

በዚህ ምስል ላይ የምመለከተው የዶሮ እርባታ ነው። የፈረንጅ ዶሮዎች በአንድ ተሰብስበው ይታያሉ። ማለት ነው። ይሄ ለንግድ እና ለግብይት የሚሆኑ ዶሮወች ናቸው ማለት ነው።

በዚህ ምስል የሚታዬው ደግሞ ኳስ ነው። ኳስ እንግዲህ ተወዳጅ በውጭው አለምም በአገር ውስጥም ተወዳጅ እስፖርት ነው ማለት ነው። ኳስ እዚጋ ይታያሉ ማለት ነው።

ከሙዚቃ መሳሪያዎች ውስጥ አንዱ የሆነው እንደዚህ እየተደመደመ ለመጫወት የሚያገለግል ከበሮ ነው ማለት ነው። ስለዚህ እሱን እናያለን ማለት ነው።

እዚህጋ ደግሞ ፈረሶች እየተወቁ ይታያሉ ማለት ነው። ያ ማለት ምን ማለት ነው ገጠር አካባቢ አዝመራ ሲደርስ አዝመራውን ፍሬ ለማግኘት ሲባል ፍሬ ከገለባ ይለያል። እሱን ለማድረግ ደግሞ በከብቶች እንድጠቀጠቅ ይደረጋል። ውቂያ ይባላል።

በዚህ ምስል ላይ ደግሞ የምንመለከተው ሚኒሊክ ቦሽቦክ የምትባል እንስሳት ናት ማለት ነው። ይች እንስሳት አሁንም በኢትዮጵያ ብቻ የምትገኝ ልዩ እንስሳት ምድብ ውስጥ ናት ማለት ነው።

የመንገድ ትራፊክ ደንቦች ለሁሉም ተጠቃሚዎች ደህንነት አስፈላጊ ናቸው። የተሽከርካሪ ጥገና የአገልግሎት እድሜያቸውን ያራዝማል።

አሁንም በተመሳሳይ ኢትዮጵያ ውስጥ የተለያዩ ወንድና ሴት አርቲስትቶች እየወጡ ነው ።ከነዚህም አንዷን ሴት ነዉ የምናያት ማለት ነው ።

ከዚህ ጋ የሚታየው ደግሞ እነዚህን ያለአግባብ ሲደረጉ የነበር ሽያጮች ማቴሪያሎችን በአንድ ላይ አድርገው ሲያቃጥሉ ይታያል ማለት ነው።

በዚህ ምስል ነብር ይታያል እነዚህ ነበር እንግዲህ እንደሚታወቀው የዱር እንስሳት ናቸው በጣም ቀልጣፋ ናቸው ዛፍ ላይ መውጣት መውረድ ይችላሉ ፤በፍጥነት መሮጥ ይችላሉ

በዚህ ምስል የምመለከተዉ አንዱ የስፖርት ዉድድር የሆነዉ የቦክስ ጨዋታ ስፖርተኞች ሲጫወቱ ይታያል ማለት ነዉ። የቦክስ ትርኢት ይታያል።

እንግዲህ ሁሉም ሰው የተለያየ ጥበብ አለው እና እሄ ጥበብ ደግሞ እነዚህን አዕዋፋት በተለያየ እና በሚገርም ሁኔታ ሰርተዋቸዋል ማለት ነው ።ደስ የሚል እይታ አላቸው።

ይሄ ደግሞ በኦርቶዶክስ አማናዊያን ያለ የአሀይማኖት ስርአት ላይ ጳጳሱ ሲናገሩ ሲያስተምሩ ይታያል ማለት ነው።

ከዚህ ጋር ደግሞ የሚታየው ምንድን ነው የላሊበላ አካባቢ የሚገኝ ቦታ ይመስላል ተፈጥሮ ነው:: እንግዲህ ዉስጥ ለዉስጥ መንገድ ቦርቡሮ የሚታይበት ሁኔታ ነው ማለት ነው ሰዉየው እየገባ ይገኛል ማለት ነው::

በዚህ ምስል የሚታየው አነዱ የሰው ልጅ መሰረታዊ አገልግሎት ከሆነው ውስጥ አንዱ የሆነው አምቡላንስ አገልግሎት ነው። ይህም ደግሞ ሰዎች በሚታመሙበት ጊዜ፤ ያልታሰበ አዳጋ በሚያጋጥማቸው ጊዜ ተሎ አገልግሎት ይሰጣል ማለት ነው።

በዚህ ምስል ላይ ደግሞ የምንመለከተው አንድት ወጣት ሴት አጅግ የሚያምር የባህላዊ ልብስ ለብሳ የሚያሳይ ምስል ነው።

እዚህ ጋር የምንመለከታት ደግሞ በሰሜን ብሔራዊ ፓርክ የምትገኘው አንዷ ኒያላ በመባል የምትታወቀዋ እንስሳ ነች ማለት ነው። ይህች እንስሳ በሰሜን ተራራ ብሔራዊ ፓርኮች አካባቢ ትገኛለች ማለት ነው።

ከዚህ ላይ የምንመለከተው ማዶና ማዶ በጫካ የተከበበ መሀሉ ላይ ደግሞ ቅጠል ያለበት ሁሉንም አካቶ የያዘ ገደሉንም ጫካውንም አንድ ላይ የያዘ መልክዓ ምድራዊ አቀማመጥ ነው።

ምስሉ ላይ የምንመለከተው ከስፖርት ጨዋታዎች መካከል አንዱ የሆነው ትግል ነው ማለት ነው ።ዳኛው ይታያል፣ ተጋጣሚዎች ይታያሉ። ስለዚህ ትግል ነው ።

ከዚህ ምስል ደግሞ የሚያሳየው ምንድን ነው የተለያዩ ዲዛይን ያላቸው ቲሸርቶች ተሰርተው ይታያሉ ማለት ነው። ወደባህላዊ መልኩም የቃጣቸው ናቸው ማለት ነው እነዚህ ዲዛይኖች።

እዚህ ላይም በተመሳሳይ የማስጌጥ ስራ ነዉ። የሚያምር ስኒዎችን የያዘ ማስቀመጫ አለ። ስኒዎቹንም የዚህን ስትራክቸር ይዘዉ አሉ። አሰንዲሁም ደግሞ ጀበናዉም በተመሳሳይ።

እዚጋ የሚታዬው እስፖርት ነው። ከተለያዩ እስፖርቶች መካከል አንዱ እግር ኳስ ነው። እዚህ ጋ ይታያሉ ማለት ነው ባድ ላይ ተደስተው ደስታቸውን እያሳዩ።

እዚህ ጋር ደግሞ ውሃማ አካባቢ የተከበበ ማህል ላይ ደግሞ መልካም ምድር ያለው ዙሪያውን ደግሞ የተለያዩ መልካም ምድር ያለው ይህ መልካም ምድር ደሴት አካባቢ የሚመስል በጣም የሚያምር አካባቢ ይታያል ማለት ነው።

ያው እንግዲህ ወደ ኢትዮጵያ ስንመጣ አንዳንድ አካባቢዎች በፈረስና በበሬ የማረስ ልማድ የተለመደ ነው። ሁለቱን ባንድ ላይ ተጠቅመው እና ከዚህ ላይ የሚታዬው ፈረስና በሬዎች እየታረሱ ይታያሉ። ስለዚህ የእርሻው ቦታ ላይ ፈረሱንና በሬውን

ከዚህ ጋ በምስሉ እንደምንመለከተው ልጅቷ በሚያምር ሁኔታ ፀጉሯን ተሰርታ ተጊጣ ትታያለች ማለት ነው። እንግዲህ ይህ ፀጉር የራሷ ሊሆን ይችላል ብቻ ግን ልጂቱን አሳምሯታል።

እዚጋ የሚታየው ልጁ ፀጉሩን ተስተካክሎ ይታያሉ ማለት ነው። ይሄ አሁን የመጡ ሞተሮች በጣም ደስ የሚሉ አሳምረው የሚሰሩ ናቸው ማለት ነው።

ከዚጋ ማህበረሰቡ ባንድ ላይ ሁነው ቡና ተፈልቶ ሲጠጣ ይታያልማለት ነው። ስለዚህ ይሄ ደግሞ በኛ በኢትዮጵያዊያኖች የተለመደ ነው ማለት ነው።

በሃገራችን ፈረስ የሚባል ባህላዊ መጓጓዣ ሲሆን ሃገር በቀል መጓጓዣ ሲሆን፤ ፈረስን የሚጋልቡ ሰዎች ፈረስን በዚህ መጀመሪያ የሚታየው ኮርቻ ይባላል በዚህ በዚህ ኮርቻ በደንብ አድርገው ያስሩታል።

ከዚህጋ የተለያዩ የቤትና የቢሮ እቃዎች ይታያሉ። እነዚህም ማስደገፊያ ነገሮች ጠረቤዛዎችና ወንበሮች ይታያሉ ማለት ነው። እነዚህ ነገሮች ቢሮ አካባቢ በተደጋጋሚ እናገኛቸዋለን ቤት አካባቢም ደሞ እንጠቀምባቸዋለን።

በዚህ ምስል ላይ የሚታየው የሀይማኖታዊ ስርዓት ሲከበር ነው የሚታየው ማለት ነው ። ቤተ ክርስቲያኑ ይታያል ፣ ከቤተክርስትያኑ ጥግ ደግሞ ብዙ ማህበረሰቦች ተሰብስበው ይታያሉ ማለት ነው ። አንዳንድ የመንፈሳዊ መሳሪያዎችም ጎን ለጎን

በዚህ ምስል ላይ የሚታየው ደግሞ ቤተሰብ ናቸዉ። ቤተሰብ በአንድ ላይ ሁኖ ተሰባስቦ አባት እናት ልጆች ሁነው በአንድ ላይ ይታያሉ። እንግዲህ የቤተሰብ ፍቅርን በሚያመላክት ሁኔታ የተነሳ ነው።

እዚ ጋር ደግሞ ግብርና አካባቢ ላይ የመቆፈር ስራ ይሰራል ማለት ነው ።ለአትክልቶች ልምላሜ እዚጋ የሚያሳየው የመቆፈሪያ መሣሪያ ይዛ አትክልቶችን ለመቆፈር ያሳያል ማለት ነው ።

እንግዲህ እንደሚታወቀው ሰንደቅ አላማ ወይም ባንዲራ የአንድ ሃገር መለያ ነው ማለት ነው። እዚህ ጋር እንደሚታየው ባንዲራው ወይም ሰንደቅ አላማው ይታየኛል።

በሀገራችን ላይ አሁን በቅርቡ ሲደረግ የነበር አነጋጋሪ የቋንቋ ጉዳይ አነጋጋሪ ሁኖ ነበረ። እና ምንድን ነው የሚያመለክተው ምክርቤት ላይ የተደረገ ስብሰባ ፎቶ ነው ማለት ነው።

እንግዲህ ብዙ መዋቢያ የውበት ምንጭ የሆኑ ነገሮች አሉ ጌጣጌጦች አሉ። እና እነዚህ ነገሮች ነገሮች ከብር፣ ከነሀስ ወይም ደግሞ ከመዳብ የተሰሩ ናቸው ከወርቅ የተሰሩ ናቸው ፤ ስለዚህ ከነዚህ መካከል ደግሞ ይሄ አንዱ ነው።

በዚህ ምስል ላይ ደግሞ የምንመለከተው የማይክሮስኮፕ ስእል ነው ማለት ነው። ይሄ ማይክሮስኮፕ አሁን ላይ በሳይንሱ ትልቅ ሚና የሚጫወት ትናንሽ ነገሮችን አጉልቶ ለማየት የሚጠቅመን መሳርያ ነው።

ከዚህ ላይ የሚታየኝ ምስል ደግሞ ምንድን ነው? እርጥብ የተባለው የምግብ አይነት መንገድ አካባቢ ላይ ሲሸጥ ይታያል ማለት ነው። ስለዚህ ይህን ነው የሚያሳየው።

ያው እንግዲህ ባህላዊ ምድጃን ተጠቅማ እህታችን ወይም እናታችን እንጀራ እየጋገረች ትገኛለች ማለት ነው። ይህ ገጠር አካባቢ ያለ ወይም ደግሞ ኩሽና ቤት ላይ የሚሰራ ስራ ነው ማለት ነው።

በዚህ ምስል ላይ የሚታዬው እንደዚህ አምሮና ተውቦ አሸብርቆ የሚታዬው የኢትዮጵያ ቤተ መዛግብትና ቤተ መፅሀፍት አገልግሎት ነው ማለት ነው። ይሄ ቤተ መፅሐፍትና ቤተ መዛግብት ብዙ ታሪካዊ መፅሀፎችንና ቅርሶችን ይዟል ማለት ነው።

የተፈጥሮ ውጤት የሆነ መልክአ ምድራዊ አቀማመጡ በሰብልና በዛፎች የተከበበ ፣የተዋቀረ የሚያምር አረንጓዴ ቦታ እናያለን።

እዚህ ምስል ላይ ደግሞ የምንመለከተው ውሃ እየተቀዳ ይታያል። እንግዲህ በማህበረሰብ ዘንድ አብረን ስንኖር ቧንቧ ሊሆን ይችላል። የጉድጓድ ውሃ ሊሆን ይችላል። የተለያዩ ምንጮች ሊኖሩ ይችላሉ። በጋራ ነው የምንጠቀመው በጋራ ነው የምንቀዳው እሱን ነው የሚያሳየው።

ከዚህጋ ደሞ የምናያቸው ንግድና ግብአት ላይ የተለያዩ ነገሮች ይሸጣሉ። ከነዚህ መካከል ቀለማቶች የተለያዩ ነገሮችን ለመወከልና ለማስዋብ ስንፈልግ እነዚህን ቀለማቶች እንጠቀማለን። የተለያዩ ከለር ያላቸው ቀለሞች አሉ ማለት ነው።

በምስሉ ላይ የምንመለከተው እህታችን ተዋናይ እና አርቲስት ሰላም ተስፋዬ ስለ ወጋገን ባንክ ማስታወቂያ ባነር ላይ ተቀምጣ ታሳየናለች ማለት ነው ።

እዚጋ እንደሚታየው አንድ ኦርቶዶክሳዊያን የባዕለ-ስነርዓት በጣም የሚከበርለት ማለት ነው ። የመስቀል በአል የሃይማኖት ስነ ስርዓት ጋር ተያይዞ ሲከበር ይታያል ማለት ነው ። ደስ የሚል እይታ አለው ።

ከዚህ ጋር ሃይማኖታዊ ቦታዎች ላይ ቤተክርስቲያን ይታያል ማለት ነው። ከዛ ማህበረሰቡ ደግሞ ሲሳለም ይታያል ማለት ነው።

ከዚጋ የሚታዩ ምስሎች ደሞ ዜብራ ናቸው። የሜዳ አህያ በመባል የሚታወቁት የዱር እንሰሳቶች ሲሆኑ ልክ በዚህ አይነት ከለር በጥቁርና በነጭ በስመር ከለር ያላቸው ናቸው።

በዚህ ምስል ላይ የምንመለከተው የህፃናት መፅሀፎች ይመስላሉ ትምህርት ቤቶች ናቸው። ከዚጋ እነዚህ ትምህርት ቤቶች ደሞ ለመማር አገልግሎቶ የሚውሉ ናቸው ማለት ነው። ስለዚህ ትምህርት ቤት ይታየናል ማለት ነው።

በዚህ ምስል ላይ የሚታዬው ደግሞ በጣም የሚገርም ማሳመር ዲኩሬሽን ይታያል ማለት ነው። ሁሉ ነገር ተስተካክሎ ዲኮር ተደርጎ ይታያል ማለት ነው ከሚያምር ውበት ጋር።

ከዚህ ጋር የምንመለከተዉ የተለያዩ ሲሮችን ጥለቶችን ተጠቅመን እንደዚህ የሚያምር አበባ የሚመስል ጌጣጌጦችን የመስራት ሁኔታ ይታያል ማለት ነዉ። ስለዚህ እሱን ነዉ የሚያመለክተዉ ማለት ነዉ።

ከዚህ ጋር ደግሞ ቤት ያማረ የተዋበ ዲዛይን አለው። እንደገና ደግሞ ውስጡ ላይ የተለያዩ መክፈቻዎች ሎከሮች ያሉበት ቦታ ይታያል ማለት ነው።

ከግብርና ስራዎች ውስጥ ብዙ ነገሮች ይሰራሉ። ከነዚህ መካከልም አንዱ የዶሮ እርባታ ነው ማለት ነው። ዶሮውቹን ማራባት፣ እንቁላል ማስፈልፈል፣ እንቁላላቸውን መሸጥ እንዲሁም ደሞ እንቁላላቸውን ፈልፍለው ሌላ ጫጩት እንዲያፈሩ ማድረግ አንዱ ስራ ነው ማለት ነው።